በዚህ ላይ የምንመለከተው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፈጣሪ ማምለኪያ እና ማመስገኛ መንገድ አንዱ ዝማሬ ወይም መዝሙር እንደሆነ ይታወቃል ለዚህም ብዛት ያላቸው ቀሳውስቶች ዝማሬ እያካሄዱ እንዳለ የሚያሳይ ምስል አይነት ነው ማለት ነው።

በዚህኛው ምስል የምንመለከተው ደግሞ በሀገራችን በአብዛኛው ክፍል ተጠቃሚ ያለው የማረሻ አይነት ወይም የእርሻ መሳሪያ የምንመለከት ሲሆን ከሶስት ሺህ አመት ጀምሮ የሀገራችን ሰዎች ሲጠቀሙት የነበረ ኋላ ቀር የእርሻ ወይም የማረሻ አይነት ነው ማለት ነው።

በዚህኛው ምስል ላይ የምንመለከተው ደግሞ በቅርቡ መጥተው ህዝቡ ዘንድ የተወዳጅነትን ካተረፉ የአልኮል መጠጦች ውስጥ አንዱ የሆነው የሃበሻ ቢራን ሲሆን በዚህ ምስልም ላይ ቁጥራቸው አምስት የሆኑ ጠርሙሶችን በምስሉ ላይ እንመለከታለን ማለት ነው።

በምሥሉ ላይ እንደምንመለከተው ከሆነ በሕዝብ ተወካዮች ምክር ቤት አምባሳደር ታዬ አጽቀስላሴ የፕሬዚዳንትነት ሹመት እና የሥልጣን ርክክቡን ቀድሞ የኢትዮጵያ ፕሬዚዳንት ወይዘሮ ሳህለወርቅ ዘውዴ የተቀበሉት ያለው የስልጣን ርክክብ ነው ማለት ነው።

በምስሉ ላይ የምንመለከተው የማሟላት ማስታወቂያ ሲሆን በፕላስቲክ ታሽ ወይም የላም ወተት ሲሆን ከድሮ ጀምሮ ከህጻን እስታዋቂ ድረስ የሚጠቀሙትና የሚወዱት የወተት አይነት ነው ማለት ነው።

በዚህ ላይ የምንመለከተው በመጨረስ ላይ ያለ የእስልምና ሃይማኖት ማምለኪ መስጂድ ሲሆን በዚህ መስጊድ ላይ የተለያዩ ባንዲራዎች ወይም የተለያዩ ሀገራት ማምለኪያ ስፍራ እንደሆነ የሚናገሩ ባንድራዎች ምልክቶች ተቀምጠውልናል ከመስጊዱ ውጪ ያሉ የእንጨት ክምር ተከምሮ እናያለን ማለት ነው።

ከዚህ ብስላ የምንመለከተው ሀገር በቀል ከሆኑ መጠጠሽ መካከል አንድና አንድኛው ነዋንኛው የሆነ ጠላ ምንመለከት የሆነ ጠላ ብዙ ጊዜ በዓላት እንዲሁም በተለያዩ ዝግጅቶች የማይጠፋ የመጠጣ አይነት ነው ማለት ነው።

በዚህ ምስል ላይ የምንመለከተው ደግሞ አንድ ወንድ የልብስ አስተዋዋቂ ብዛት ባላቸው ታዲያሚያን ፊት የሰቆጣ ባህልን ሊገልጽ የሚችል አለባበስን በመልበስ እና በማስተዋወቅ ላይ እንዳለ የሚያሳይ የምስል አይነት ነው ማለት ነው።

በምስሉ ላይ እንደምንመለከተው ከሆነ በኢትዮጵያ በአፍሪካ የጎብሚዎች ቁጥር በከፍተኛ ሁኔታ ከጨመረባቸው ሀገራት ቀዳሚ መሆኗን የሚያሳይ የምስል ዓይነት ሲሆን ይህም ቁጥራዊ መረጃ በወርልድ ቱሪዝም ባሮ ሜትር የተለካ የስሌት ዓይነት ነው ማለት ነው።

በዚህ ምስል ላዓይነት ተመለከሱት ምስል አይነ በሴሮች ወይም ማየት የተሳነቸው ሰዎች ለእነሱ ተብሎ ለየት ተደርገ በተዘጋጅው በብሬል ኬይቦርድ ላይ ሲጽፉ የመሰይ የምስል ዓይነት ነው።

በዚህ ምስላይ ምንመለከተው ለእንጀራ ማስቀመጅ አንዲሁን ለምግብ ማቅረቢያነት ከምንጠቀምባቸው በቤት እቃዎች መካከል አንዱ ሲሆን መሰብ ሲሆን መሰብ በወንጋ ወይም በሰበዝ የተሠራ የመሶብ ዓይነት ነው ማለት ነው።

ይህ በምስሉ ላይ የምትመለከቱት በሀገራችን በቀደምትነታቸው ከሚታወቁ ቤተክርስቲያናት እንዲሁም እየቱሪስት መስህብ ከሆነች አንዷ የቅድስት ግሽን ደብረ ከርቢ ቤተክርስን ቤተክርስቲያንን ያያዘ ምስል ነው ማለት ነው፡፡

ይህኛው ምስል የምንመለከት ወደግሞ በኢንris ኮርn ፍlክስ የድርጅት ከሚመረቱ የኢንris ውጤቶች መካከል አንደኛው የሆነውን የማmስtይ ስምህርት የምንመለከት ሲሆን mmስcይስ በተለያዩ የአበላል ዓይነቶች ለንመገቡ የሚንችለው ሲሆን በብዛት ደግሞ በወተት አማካኝነት የምንመገበው የምግብ ዓይነት ነው ማለት።

ይሄኛው ምስል ደግሞ የቤት ግንባታ እርቀትን ሊያሳየን የሚችል የምስል ዓይነት ሲሆን ይህም ምስል በጣም ውብ እና ማራኪ የቤት አሰራርን ያሳያል። እና የእኛን ሀገር ባህላዊ የኩሽና አሰራር ቀለል ባለ እና በዘመነ መልኩ ሊቀይር የሚችል የቤት አሰራር ነው ማለት ነው።

በዚህ ምስላይ የምንመለከተው ደግሞ በብዙን ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው አንጋፋው እና በአሁኑ ሰዓት በህይወት የሌለው ጋዜጠኛ አስፋው መሸሻ ሲሆን አስፋው በተለያዩ የራድዮ እና የቲቪ ፕሮግራሞች ለብዙ ዓመታት ሲሰራ የነበረ እና ተወዳጅነት ያተረፈ ጋዜጠኛ ነው ማለት ነው ።